ምስር ወጥ በሀገራችን በኢትዮጵያ ከሚገኙ ምግቦች ውስጥ አንዱ ነው። ብዙዎችን የሚጠይቅና በጣም የሚጣፍጥ ምግብ ነው። ብዙ ሰው የሚወደው የምግብ ዓይነት ነው።

ሂዩማን ሄር ወይም ዊግ ይህ የፀጉር አይነት ሙሉ በሙሉ ከተፈጥሮአዊ ወይም ሰው ሰራሽ ከሆነው የሰው ልጅ ፀጉር የሚሰራ ሲሆን ይህ ፀጉር ሙሉ ለሙሉ ላስቲክ እንደሆነ ይታወቃል።

የጉራጌ ማህበረሰብ ቢጫ የሆነ የአለባበስ ስነስርዓት ያለው እንዲሁም ደግሞ ዳንሶቹ እጃቸውን ወደፊት በደረት እንደመሮጥ አይነት ሂደት ያለው እናም የራሱ የሆነ አመጋገብ ስነስርዓት ያለው ድንቅ የሆነ ማህበረሰብ ነው።